ከትምህርት ዓይነቶች መካከል አንዱ እንግዲህ የአስኳላ ወይም ደግሞ የመደበኛ ትምህርት የምንለው ሲሆን ይህም የትምህርት ዓይነት በኢትዮጵያ በብዛት የሚከናወን እና በብዙ ዘንድም ተቀባይነት ያለው የትምህርት ዓይነት ነው የትምህርት ዓይነት እንግዲህ ተማሪዎች ተመረቀው ሲጫርሹ ስራ የሚያገኙበት በሞያቸው ሥራ የሚፈልጉበት የትምህርት ዓይነት ነው።

ሶስት በድሜ ገፈ ያሉ አባወራዎች ሽማግሌዎች ንጋቢ እና ጥምጣም አድርገው ተቀምጠው በቀይ በኩል ያለው ጭራ ሲይዝ በግራ በኩል ያለው ደግሞ ዝም ብሎ ወደ አንድ ነገር ላይ አተኩሮ ይታያል በማሃል በኩል ያለው ደግሞ እንዲሁም ትኩረቱ ወደ ሆነወታ የተሳረገ ይነስለው